ይህ እንግዲህ በአዲስ አበባ የሚገኝ ትልቁ ህንጻ ነው፤ ቢያንስ ከ አስር በላይ ወለሎች አሉት፤ ብዙ ሰዎችን እና ድርጅቶችን የያዘ ህንጻ ነው።

ይህ የምናየው እንግዲህ ትልቅ ህንጻ ነው። ይህ ህንጻ እንግዲህ የምትነድ እሳት በመባል የሚታወቅ ሲሆን ሰዎች ይገቡበታል ይወጡበታል ማለት ነው።

ይህ በቃ በትምህርት ቤት ዉስጥ የተማሪዎች መቀመጫ ወንበር እና የተለያ ጠረጴዛ ነው ፤ በጣም ለብዙ ጊዜ የሚቆይ ማለት ነው። በጣም የሚደነቅ ማለት ነው።

ይህ መስቀል አንተ እንዴት ነው የሚያምረው! ኧረ ደስ ሲል! ኧረ ደስ ሲል! አንተ ኧረ በጣም ነው የሚያምር! አንች እንደት ነው ደስ የሚለው! ኧረ ይሄ መስቀል በጣም ነው ደስ የሚል በጣም እኔ ወድጀዋለሁኝ ኧረ!

ይህ ምንድነው መሰላችሁ በክረምት ወራት እጽዋትን በመትከል፣ ቺግኝ በመትከል ሃገርን ማበልጸግ ፤ ይህ በቃ የሚበረታታ ተግባር ነው ለወደፊቱም የሚጠቅም ተግባር ነው።

ይህ የሚታየው የተለያየ አዲስ ልሳን የሚባል፣ የአብሮነት ነጸብራቅ፣ የተገለጠው የሃገር ምልክት የሚባለው የጋዜጣ አይነት ነው። በህዝቦች ቀርቦ።

ይህ ጥልፍልፍልፍ ያለ የሆነ ከሰንሰለታማ ነገር የተዘጋጀ ነው ። ለሃብልም ይሆናል። ሰዎች ለማጌጫ የሚጠቀሙት ነው።

ይህም የምናየው መንግሥቱ ሀይለማርያም የሚባሉ የኢትዮጵያ አገረ መንግሥት ገዢ ስለነበሩ፤ አሁን ላይ እዚህ የሉም። ምክንያትም ሀገሪቱ እሱን ልታኖራቸው አልፈቀደችማ ። ለዚህ ለዚህ እማ እንጃ.

ይህ የምናየው ጣና ሀይቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት ነው። ይህ ትምህርት ቤት እንግዲህ ብዙ ተማሪዎች ተምረውበት በጣም ከፍተኛ ደረጃ ላይ የደረሱ ተማሪዎች በጣም ጎበዝ ተማሪዎች የተማሩበት ትምህርት ቤት ነው እንደሚታወቀው።

ይህ ደግሞ ሞሶብ ነዉ። የሚሸጥ ሞሶብ ማለት ነዉ በየአስፓልቱ ዳር ተቀምጦ ተቀምጦ፤ ግን በጣም አሪፍ አሪፍ ሞሶቦች ናቸዉ። እንዴት ሰዉ እንደሰፋቸዉ በጣም የሚገርም ነዉ! ድንቅ ስራ ነዉ! በጣም ባህላችን የሚከበር የሚደነቅ ነዉ።

የምናየዉ ምስል ነዉ። የድሮ አርበኞች በቁመህ ጠብቀኝ አንዴት ጠላትን እንዳስወገዱ የሚያሳይ ነዉ! በቁመህ ጠብቀኝ ነዉኮ ጣሊያንን ያሸነፉት! ይለያሉ! አቅም አላቸዉ በቃ! ይለያሉ!

አንተ እንደዚህ! የወሎን የባህል ሙዚቃ አርገው እሚዘፍኑት እይ! አንተ አርገው እሚዘፍኑት እይ! እስክታ ነውና...!! ኧረ አርገው እሚዘፍኑት እይ! አንተ እንድህ ይዘፈናል ለካስ።

ይህ እንጀራ እየተጋገረ እኮ ነው! እንጀራ ሲጋገር ግን በዘመናዊ መንገድ ነው ወይስ በባህላዊ መንገድ ሲጋገር መጣፈጥ ያለበት? በባህላዊ መንገድ ሲጋገር በጣም ደስ ይለኛል እኔ።

ታገሰ ጫፎ የተባለ ሰውየ ሲሆን የምክር ቤት አፈ ጉባኤ ሲሆን፣ አፈ ጉባአኤውን እየመራው የሚገኝ ሰውየ ነው እንደሚታወቀው።

የግብርና ምርቶችን ወደ ገበያ ማቅረብና ተወዳዳሪ ማድረግ የመንግስትና የባለድርሻ አካላት የትኩረት አቅጣጫ መሆን አለበት።

እነዚህ ቀሳውስቶች በዝማሬ ላይ እያሉ እንዴት ነው የሚያምሩት በኢትዮጵያ ኦርቶዶክስ ቤተክርስቲያን የሚከበረው እኮ ነው ። እንዴት ነው የሚያምሩት! አረ በስማም !ሲያስደስቱ

ዋው ዋው ይህ ሙዝ የሚባለው ፣ሙዝ እየተባለ የሚጠራው የፍራፍሬ አይነት ሲሆን ሙዝ ለብዙ በሽታወች መከላከል ዋና መንስኤ ነው። ስለዚህ ሙዝ በቃ የሚበረታታ የሚደነቅ የፍራፍሬ አይነት ነው።

ይህ የምናየው ብረትዲስት የሚባሉት ድስት በአንድ ላይ ተደርድረው ነው የምናየው ዋጋቸው በጣም ዉድ ነው ፤ ግን እንደዛም ሁኖ ሰዎች በጣም ይፈልጉዋቸዋል ማለት ነው።

ይህ የምናየው እንግዲህ የእጽዋት አይነት ሲሆን ፤ ይህ እጽዋት እንግዲህ በጣም ገራሚ ነው፣ ረዥም ነው ፣ ያደገ ነው፣ ቅጠልም አለው።

እነዚህ ብፁዕ ወቅዱስ አቡነ ጳውሎስ ናቸው ። እንዴት ነው ግን እንደዚህ ፃድቅ ንፁህ የሆኑት? እንዴው ፈጠሪ እንዴው ባጣም ሚገርም ነው እኮ የአንት ስራ! ግርም እኮ ነው ሚያደርገው እንዴው እኔንም ጠብቀኝ እንዴው ።

ይህ "ወንጀለኛዉ ዳኛ" የሚለዉ መፅሀፍ አይይ የድሮዉ መፅሀፍ አሁንም አለ? ይሄ ግርም የሚል የሚደንቅ ነዉ። ያ ወንጀለኛዉ ዳኛ የሚባለዉ ፅሁፍኮ ነዉ። ይለያል ይህ ፅሁፍ ማንበብ አለባችሁ።

ይህ የሚያሳየን በምስሉ ላይ ደግሞ የሆነ ገበሬ እህል እያጨደ ነው። በመሀር ወቅት እህል እያጨዱ ነው። እንዴት የሚያጭዱት ይገርማል። ምን ሊያደርጉት ቻሉ። በጣም ይገርማል! የሚገምርም የሚደንቅ ስራ በጣም ብጣም ለባድ የሚባል ስራ ነው ማለት ነው።

ይህ ጥራት ያለው ትምህርት ለሁሉም የሚባለው የአማራ ብሄራዊ ክልላዊ ትምህርት ቢሮ አርማ ሲሆን የአማራ ክልል ትምህርት ቢሮ ይኸው እንግዲህ በስሩ ብዙ ተማሪዎችን ይዞ በቃ ጥራት ያለው ትምህርት ለሁሉም በሚል ሀሳብ እያስተማረ ይገኛል ።

ይህ የምናየው የተለያዩ ስፌቶች በቀለም ያሸበረቁ ሲሆኑ፤ በተለይ ወደ ገጠሩ አካባቢ የሚታወቁ የስፌት አይነቶች ናቸው ።

እነዚህ ህጻናትና እናቶች እንዴት እንደሚያምሩ!! እጅግ በጣም ያስደስታል። በጣም ነው የሚያምሩ።

ይህ በጣም የሚገርም የሚገርም ይህ ቤት ይህ ግን የት ነው? የት ሀገር እንደሆነ እኔ እንጃ የሚመጣባችሁ እኮ እንትን በስማም!

ይህ በጣም የሚያምር በጣም ቆንጅዬ የሆነ ወጥ በጣም የሚጣፍጥ ምግብ ቆንጂዬ የሆነች ሲትዮ በጣም ዉብ የሆነች ሴትዮ እያዘጋጀችው ይገኛል። እና ይህን ወጥ ለመብላት እኔ በጣም ሳስቻለሁ።

ይህ የምንያቸው እንግዲህ እናትና ልጅ አንድ ሆነው ወደ ምግብ ቤት ይዛት ሄዳ እሷ መጠጥ እየጠጣች ነው ልጅቷ ደግሞ እየተጫወተች ትገኛለች። በአንድ ላይ ሆነው እየተዝናኑ ይገኛሉ።

ይህ እንግዲህ ጥብቅ ቤት በአጠገቡ ውሃ የሚወርድበት ነው ከደን አካባቢ ተቀራርቦ የተሰራ ቤት ነው በጣም የሚያምር ደስ የሚል ቤት ነው ። አደሳች ነገር ነው ።

ይህ ደሞ የሚያሳዬው የሚራመድ ሰውዬ እንዴት በዚህ ጨለማ እንዴት ይሄዳል አይፈራምዴ ድፍረቱበጣም ጠንካራ ሰው ነው በስማም።

ይህ እንግዲህ በመስከረም አበባ ፈነደቀ የአበባ ቀን ነው። አበቦች የፍቅር ቀን ፤ ፍቅር እኮ ናቸው ፍቅር የሆኑ ፤መስከረም አበባ ፍኖድቅድቅ የሚልበትማት ነው።

መደድ የሚባልው የስነ-ግጥም እና አጫጭር ታሪኮች ስብስብ ያለበት የመፅሐፍ ብዛት ነው :: ይህ እንግዲህ የሚያሳየው በጣም ቡዙ ግጥሞች እና አጫጭር ታሪኮች የተሰባሰቡበት እና የተደራረቡበት ያሉበት ነው ::

ይህ የሚያሳየው እየሱስ ክርስቶስ ሃዋሪያቶችን እግራቸውን ሲያጥባቸው የሚያሳይ ነው። እየሱስ ክርስቶስ ራሱን ዝቅ አድርጎ ሃዋሪያቶችን እግራቸውን እያጠበ ይታያል።

የሚታየው ማንቆርቆሪያ ጠላ ይዞ ጠላ እየተቀዳበት የሚያሳይ ነው። ይህ ጠላ ደግሞ ሰዎቹ በጣም የሚወዱት ነው። በተለይ ወደገጠራማ አካባቢ የሚጠጣ ነው።

ይህ የሚያሳየን ቲማቲም በመባል የሚታወቀዉ ለወጥ ምግብነት የሚያገልግል የምግብ አይነት ነዉ። በስፋት በመስኖነት የሚያገለግል ይሆናል።

የኢትዮጵያ ኤሌክትሪክ አገልግሎት አርማ ነው ።ይሄ በኢትዮጵያ ብዙ የመብራትና የተለያዩ ነገሮችን የሚሰጠው በጣም አንጋፋው ተቋም ነው።

ይህ የሚታየው አፕል ሚባለው የምግብ አይነት እኮ ነው ።ይህ አሸንዲ የሰቆጣ ማህበረሰብ የሚጠቀምበት የምግብ አይነት ነው ።በጣም ደስ የሚል ነው ።

ኧረ እነዚህ ሰዎች ደስ ስል! የባህል ምግብ እየበሉ ዳቦው ሲቆረስ ደስ ሲል ኧረ ደስ ሲሉሉሉሉሉ! እናንተ እዩት ሲያምር።

ይህ አቶ አገኘሁ ተሻገር የሚባሉት እኮ ናቸው! የአማራ ክልል መስተዳድር የነበሩት አሁንማ እኮ ስልጣን ያዙ በቃ ህዝብ ማሰቃየት ሆነ ስራቸው። ኧረ ይለያሉ።

እነዚህ ደግሞ ወንድ ወፍ ይባላሉ። የበረሀ ወፍ ነው ይኸ በቃ ሚስቱን እንትን ለማለት እንዴት እንደሚጓጓ ሚስቱ ጋ ያለው ዳይን ማለት ነው። አሁን እንደው የሚገርም ነው ተንጨርጫሪ ወፍ ማለት ነው።

ዋው የስንዴ እህል! አንተ እንዴት ነው ሚያምረው! ቆንጅዬ ሆኗል እንዴት ነው እንደዚህ የሚበቅለው? በስመ አብ!!

ይህ የሚያሳየው ዶሮ ወጥ ዶሮ ወጥ እንዴት እንደሚበላ ነው። በቃ ዶሮ ወጥ የኢትዮጵያ የባህል በቃ ዶሮ ወጥ ሰው በጣም የሚወደው ምግብ ነው።

አባይ ጭስ አባይ ፏፏቴ በክረምት ውሃ በሚሞላበት ሰዓት ሲወርድ የሚያሳይ ምስል ነው። ይህ እንግዲህ የሚታወቀው በአባይ ግድብ ዋናው ይህ ነው ይህ ነው ሄዶ ከአባይ ግድብ ሄዶ የሚሞላ ውሃ ማለት ነው።

ይህ እንግዲህ የጭነት መኪና ነው። ኮንቲነሮችና እና የተለያዩ ነገሮችንየሚጭን ወይም መኪና ነው ወይም ተሽከርካሪ ነው ።ይህ እንግዲህ ለጓዝ መጫኛ እና ማመላለሻ የሚያገለግል የተሽከርካሪ አይነት ነው።

ይህ እንደ ዱባ ያለ ለምግብነት ወይም ለመጋጥ የሚያገለግል የእጽዋት አይነት ነው። ያው እንደ ዱባ ነው ፍሬ የሚያፈራ ከበድ ያለ ነው። ዘንባ ይባላል።

ይህ ሒል ቢልት የሚባለ ምግብ ቤት እና መጠጥ ቤት ነው። እና ይህ በጣም የሚያምር ሰዎች የሚገቡበት በጣም ስዎች የሚገቡበት ምግቡም የሚያምር እና የሚጣፍጥ ምግብ ያለበት ቤት ነው።

ይህ የምታዩት የእጽዋት አይነት ነጭ አበባ ያለው እንድሁም ዛፎች መካከል ያለ በጣም ትልቅ ዛፍ ነው ያድጋል ቁመቱ በጣም ስሩ ወደታች የሚሄድ የዛፍ አይነት ነው። ደድሆ ይባላል።

ይህ የሚታዩት ተፈጥሮን በማልማት እርከን በመስራት የሚገኙ የገጠራማ አካባቢ ሰዎች ናቸዉ። ይህ እንግዲህ በተለይ እንደምናውቀው እርከን መስራት በኮንሶ ማህበረሰብ የሚታወቅ ነው። ይህ ግን በዛ ብቻ ሳይሆን በአማራ ክልልም ይከበራል።

ይህ በአዲስአበባ ከተማ የሚገኘው ረጅሙ ህንፃ ሲሆን ሰባ ደረጃ እየተባለ የሚጠራው አካባቢ ነው። በጣም የሚያምር ውብ ማራኪ የሆነ ቦታ አቀማመጥ ነው።

ይህ የሚያሳየዉ የተለያዩ የፕላስቲክ እንዲሁም የተለያዩ የሸቀጣ ሸቀጥ አይነቶች በአንድ ላይ ተሰብስበዉ የሚሸጡበት ሱቅ ነዉ። ይህ ሱቅ እንግዲህ በደንብ ብዙ ነገሮችን ይዟል። ብዙ የሙዚቃ መሳሪያዎችን ይዟል።